አርማ የተለያየ አይነት አርማ ሊኖር ይችላል። ከዛ ዉስጥ አንዱ የሀገር አርማ ነዉ። ለምሳሌ ያህል በሀገራችን ኢትዮጵያ ዉስጥ ብዙ አይነት የአርማ አይነቶች አሉ። የአገራችንን ብንወስድ አረንጓዴ ቢጫ ቀይ አለዉ።

ከማስታወቂያ አይነቶች ውስጥ አንዱ የሆኑው በቴሌቪዥን የሚናየው በተለያዩ ድርጅቶች የሚያስታውቁት ማስታወቂያ ነው። ለምሳሌ ያህል የፔፕሲ ማስታወቂያ ሊሆን ይችላል ሽልማት ጣመኝ ፔፕሲ ድገመኝ።

በኢትዮጵያ ዉስጥ ካሉ የተለያዩ ሀይማኖቶች ዉስጥ አንዱ የእስልምና ሀይማኖት ነዉ። በዚህ ጊዜም የረመዳን ፆም ላይ ይገኛሉ። እንዲሁም በኢትዮጵያ ዉስጥ ሁለተኛዉ ትልቁ ሀይማኖት ነዉ።